ይህ በምስሉ ላይ የምንመለከተው ተሽከርካሪ ነው ባቡር ነው፤ እና ባቡሩ በሃድድ ላይ እየተጕዘ ነው የምንመለከተው። ይሄ ደግሞ አሰራሩ በጣም አስደናቂ እና አድናቆትን የሚጭር ነው እንደምንመለከተው።

በተለያዩ ሀገራቶች የራሳቸው የሆነ አርማ ወይም ደግሞ መለያ አላቸው። ከእነሱም መካከል ኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ቀለማቶችን የያዘ ባንዲራ አላት። እስቲ እናንተ ደግሞ የሌሎች ሀገራቶችንን አርማ ቀለማቶችን ጥቀሱ።

እነዚህ በምስሉ ላይ የምንመለከተው የባህል ቡድን ተወዛዋዦች ናቸው። እንደምንመለከተው መድረክ ላይ ሆነው የተለያዩ ባህላዊ የሆኑ ጭፈራዎችን ለታዳሚዎች እያሳዩ ነው ምንመለከተው።

የተለያዩ አይነቶች የስፖርት አይነቶች አሉ። ከነሱም መካከል ሩጫን መውሰድ እንችላለን። ኢትዮጵያ ባንድራዋን ከፍ ማድረግ ከቻለችባቸው ስፖርቶች መካከል አንዱ ሩጫ ነው። እናንተ ከታውቋቸው የስፖርት አይነቶች መካከል እስኪ ጥቂቱን ዘርዝሩ!

ይህ በምስሉ ላይ የምንመለከተው የተለያዩ የማስዋቢያና የማስጌጫ ያጌጡ ቦታዎች ናቸው ። እና እንደምንመለከተው በጣም ለአይን የሚስቡ አሰራራቸው የሚያስገርምና የሚያስደነግጡ ቦታዎች ናቸው።

ይህ በምስሉ ላይ የምንመለከታቸው የተለያዩ የኢትዮጵያን ባህላዊ አልባሳት ለብሰው እየሸለሉ፣ እየፎከሩ እያሳዩ ነው። የኢትዮጵያን ጀግንነት ፣ ቆፍጣናነት፣ ፍርሃት የሌለባት መሆኗን፣ አንድነት ያለበት መሆኗን የሚገልጽ ነው።

ግብርና በኢትዮጵያ ውስጥ በጣም ታዋቂ የሆነ የስራ ዘርፍ ነው ። የኢትዮጵያ ሰባ አምስት ፐርሰንትና ከዛ በላይ የግብርና ስራ በመስራት ነው የሚተዳደሩው የተለያዩ ሰብሎችን በማሳደግ ሊሆን ይችላል ። እስኪ የግብርና ስራ ውጤቶችን ንገሩኝ ?

የተለያዩ አይነት የቤት እቃዎች አሉ። ከነዚህም መካከል የምግብ ጠረጴዛን መውሰድ እንችላለን። ቤተሰቦች ሰብሰብ ብለው መአድ የሚቆደሱበት ነው። እና የእንጨት ስራ ውጤት ነው። እስኪ እናንተ ከምታውቁዋቸው የቤት እቃዎች መካከል የተወሰኑትን ጥቀሱ?

ይህ በምስሉ ላይ የምንመለከተው የኢትዮጵያ ንግድ ባንክ የገንዘብ መክፈያና ገቢ ማድረጊያ አገልግሎት የሚሰጠን ማሽን ነው እንደምንመለከተው ። ይህ ደግሞ ማሽን መኖሩ ጊዜ እና ጉልበትን የሚቀንስ ነው። እና ደስታን የሚጨምር ነው ።

ከሀይማኖቶች መካከል የክርስትና ሀይማኖትን መዉሰድ እንችላለን። የክርስትና ሀይማኖት መስራች ኢየሱስ ክርስቶስ ነዉ። ኢየሱስ ክርስቶስ የክርስትና እምነት መስራች ነዉ። እናተ የምታዉቋቸዉን ሀይማኖቶች እስኪ ዘርዝሩ?

የተለያዩ ዓይነት መጠጦች አሉ። ከእነርሱም መካከል አልኮል ያለውን ቢራን መውሰድ ብንችል ፤ በጣም ብዙ በጠጣን ቁጥር ሰውነታችን ላይ ጉዳት የሚያመጣ የመጠጥ አይነት ነው። እናንተ እስከሚታወቋቸው መጠጦች መካከል ጥቂት ንገሩኝ?

የተለያዩ አይነት የቤት እቃዎች አሉ። ከእነሱ መካከል ቁም ሳጥን መዉሰድ እንችላለይ። ቁም ሳጥን የእንጨት ስራ ዉጤት ነዉ። የተለያዩ ልብሶችን ለማስቀመጥ እንጠቀምበታለን። እስኪ እናተ ከምታዉቁት የቤት እቃዎች ዉስጥ የተወሰነ ዘርዝሩ?

አርማ ውይም ደግሞ መለያ የምንለው የአንድን ሀገር መለያ ወይም ደግሞ መወከያ ነገር ነው። ኢትዮጵያ ሀገራችን ስንመለከት አረንጓዴ ቢጫ ቀይ ቀለማቶችን የያዘ አርማ አለ ። እስኪ እናንተ የምታዉቋቸውን አርማዎች ወይም መለያዎች ጥቀሱ?

ምስሉ ላይ የምንመለከታቸው ዘመናዊ የሆኑ ማሽኖችኝ ነው የተለያዩ እህል መሰብሰቢያዎች ማረሻዎች ናቸው እንደምንመለከተው ጊዜ ጉልበትን የሚቀንሱ ናቸው ለገበሬው ማኅበረሰብ ጭንቀትን የሚቀንሱ ደስታን የሚጨምሩ ናቸው ።

ይህ በምስሉ ላይ የምንመለከተው በወንዝ በላይ የተሰራ ድልድይ ነው። ይህ ድልድይ ደግሞ በጣም አስገራሚ ነው። አሰራሩ አስደናቂ ነው። መልክአ ምድሩንም ስንመለከተው ተፈጥሮው በጣም የሚስብ ነው የሚያስደስት ነው።

ይህ በምስሉ ላይ የምንመለከተው የተለያዩ ምግብ ቤቶችን መጠጥ የምናገኝባቸው ቤቶች ናቸው። እንደምንመለከተው እይታቸው በጣም የሚያምር እና ለአይን የሚስቡ ቦታዎች ናቸው ። ደስታን የሚፈጥሩ ሰዎችን የሚያዝናኑ ቦታዎች ናቸው ።

ይህ በምስሉ ላይ የምንመለከተው የአባይ ወንዝ ፏፏቴን ነው የምንመለከተው ይህ ፏፏቴ በምስሉ ላይ እንደምንመለከተው ደግሞ ኢትዮጵያ ከታወቀችባቸው ፏፏቴዎች መካከል አንዱ ነው። የኢትዮጵያ ኩራት የሆነ፤ ፍቅራችን፣ ደስታችን የሆነ ግድብ ነው።

በኢትዮጵያ ውስጥ ብዙና ታላላቅ ሀይማኖቶች አሉ። ከእነዚህም መካከል እስልምናን መውሰድ እንችላለን። የእስልምና ሃይማኖት መስራች ነብዩ መሃመድ ነው። እምነቱ እንዲስፋፋ የተለያዩ ነገሮችን ተጠቅሟል። እናንተ ከምታውቋቸው ሀይማኖቶች ውስጥ የተወሰኑትን ጥቀሱ።

በዚ በምስሉ ላይ የምንመለከታቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች አንድ ላይ በጀልባ ሁነው ፣ የኢትዮጵያን ባንዲራ ይዘው ፣ በጀልባ ላይ ሁነው ዝማሬ እያሳዩ ነው ። እንደምንመለከተው ፍቅርን፣ አንድነትን ፣ መተሳሰብን እየሰበኩ ነው ።

ይህ በምስሉ ላይ የምንመለከተው የፋሽን ስነ-ስርዓት ነው። እንደምንመለከተው ብዙ ታዳሚዎች አሉ። ከጀርባ የሚመለከቱ የሀገርችንም ልብስ የሚያመለክት ነው እንደምንመለከተው።

ሙዚቃን ስንመለከት የተለያዩ ዓይነት የሙዚቃ መሣሪያዎች አሉ። ከእነሱም መካከል ዋሽንትን ብንወስድ ዋሽንት የትንፋሽ የሙዚቃ መሣሪያ ነው ። እስኪ የእናንተ ከምታውቃቸው የሙዚቃ መሳሪያዎች መካከል ጥቂቶቹን ጥቀሱ።

ከኢትዮጵያ ሀይማኖቶች መካከል የእስልምና ሃይማኖትን ብንወስድ መስራቹም ነብዩ ሙሀመድ ነው ። የእስልምና እምነት መስራች ነው ነብዩ ሙሀመድ ።እናንተ ከምታውቋቸው እምነቶች እስኪ ጥቂቶችን

በኢትዮጵያ ውስጥ ታላላቅ ሐይማኖቶች አሉ። ከእነዚህም መካከል እስልምና መውሰድ እንችላለን። የእስልምና ሐይማኖት መስራች ደጎሞ ነብዩ መሐመድ ነው። እና ሐይማኖቱ እንዲስፋፋ አድርገዋል እናንተ ከምታውቋቸው ሐይማኖቶች መካከል እስኪ የተወሰኑትን ጥቀሱ።

እነዚህ በምስሉ ላይ የምንመልከታቸው የራሳቸው የሆነ የጸጉር አሰራር ተሰርተው ባህላዊ የሆነ የኢትዮጵያ ባህላዊ ልብስ ለብሰው እየጨፈሩ እና ባህላቸውን እያስተዋወቁ ነው የሚገኙት። ይህ ደግሞ አስገራሚ እና አስደናዊ የሆነ ነገር ነው።

ኢትዮጵያ ውስጥ የተለያዩ ባህላዊ ክንውኖች አሉ፣ መገለጫወች አሉ። ከነሱም መካከል እስቲ የአመጋገብ ባህላዊ ስርአቷን ብንወስድ ከኢትዮጵያ ውስጥ ዶሮ ወጥ፣ ጥብስን፣ ክትፎን ብንወስድ ባህላዊ የሆኑ ምግቦች ናቸው። እስኪ እናንተ ከምታውቋቸው ባህላዊ ምግቦች መካከል የተወሰኑትን ጥቀሱ።

የተለያዩ አይነት የመጠጥ አይነቶች አሉ። ከእነሱም መካከል አልኮል ያለውን ቢራን መውሰድ ብንችል ለሰውነታችን ጉዳት የሚያመጣ ብዙ በተጠጣ ቁጥር የሚጎዳ ነዉ። ከምታውቋቸው የመጠጥ አይነቶች መካከል ጥቂቶቹን ጥቅሱ?

ይህ በምስሉ ላይ የምንመለከተው የኢትዮጵያን መልከአምድር ነው። ከላይ ወደታጭ ሲያዩት በጣም ነው የሚያምር። ጎብኝዎች መተው ሲያዩት በጣም ነው ደስ የሚላቸው ።

ይህ በምስሉ ላይ የምንመለከተው የዋና ውድድር ነው እንደምንመለከተው ተወዳዳሪዎች ውሃውን እየቀዘፉ በውሃ ውስጥ ሁነው እየተወዳደሩ ነው ይህ ደግሞ በጣም አስደናቂ እና አስደሳች የሆነ ስፖርት ነው ።

የተለያዩ ዓይነት የሙዚቃ መሣሪያዎች አሉ። ከእነርሱም መካከል ከበሮ መውሰድ ብንችል ከበሮ የእምነት ባህላዊ የሆነ የሙዚቃ መሣሪያ ነው። እስኪ እናንተ ከምታውቋቸው የሙዚቃ መሳሪያዎች መካከል ጥቂቶቹን ዘርዝሩ።

የተለያዩ አይነት የቤት እቃዎች አሉ ። ከእነሱ መካከል ቁምሳጥንን መውሰድ እንችላለን ። ቁምሳጥን የእንጨት ስራ ውጤት ነው ። የተለያዩ ልብሶችን የምናስቀምጥበት ነው ። እስኪ እናንተ ከምታውቁዋቸው የቤት ዕቃዎች መካከል ጥቂቶችን ዝርዝሩ ?

እነዚህ በምስሉ ላይ የምንመለከታቸው የኢትዮጵያ ባህላዊ መጠጥ መጠጫዎች ናቸው ብዙ ጊዜ የኢትዮጵያ መገለጫዎች ናቸው:: ጠጅ ሲባል መጠጫዎቹ እነዚህ ናቸው ብርሌ ይባላሉ ስማቸው እና ለብዙ ሰዎች ደግሞ አሰራራቸው መደነቅን የሚፈጥር ነው::

የተለያዩ አይነት የእፅዋት አይነቶች አሉ ። ለምሳሌ ያክል አበባን መውሰድ እንችላለን ። አበባ ግቢን ፣ አካባቢን እና ቤትን ለማስዋብ የምንጠቀምበት የእጽዋት አይነት ነው። እስኪ እናንተ ከምታውቁዋቸው የእጽዋት አይነቶች ውስጥ ጥቂቶቹን ዘርዝሩ ።

የተለያዩ አይነት የእጽዋት አይነቶች አሉ። ለምሳሌ ዳማከሴን ብኖስድ ይህ የዕፅዋት አይነት ባህላዊ በሆነ መንገድ በሽታን ለመከላከል የምንጠቀምበት የእጽዋት አይነት ነው። እስኪ እናንተም ምታውቋቸውን በአካባቢያችን ምታውቋቸውን እጽዋቶች ጥቀሱ።

በኢትዮጵያ የተለያዩ የተፈጥሮ ሀብት አሉ። ከነዚህም ደኖችን መውሰድ እንችላለን ።ደኖች ለአይን የሚማርክ፣ ለቱሪስት መስህብነት የሚውሉ ናቸው። እናንተ ከምታውቋቸው የቱሪስት መስህቦች መካከል ጥቂቶቹን ጥቅሱ?

የኢትዮጵያ ውስጥ የተለያዩ አይነት የመዝናኛ ቦታዎች አሉ ከነዚህም መካከል አንበሳ ግቢን መዉሰድ እንችላለን የተለያዩ እንስሳቶች የሚገኙበት ቦታ ነው :: እናንተ እስኪ የምታውቃቸውን የመዝናኛ ቦታዎች ጥቂቶቹን ዘርዝሩ?

የተለያዩ አይነት የጋዜጣ አይነቶች አሉ። ከእነሱ መካከል አድስ ዘመን ጋዜጣን ብንወስድ የተለያዩ አይነት መረጃውን ለማግኘት፤ የስራ መረጃዎችን ሊሆን ይችላል፣ የታዋቂ ሰው መረጃዎችን ሊሆን ይችላል የምናገኝበት ነው። እስኪ እናንተ የምታውቋቸውን ጋዜጣወችን ጥቀሱ።

የተለያዩ ጌጣጌጦች አሉ። ከነዚህም መካከል ሀብልን መውሰድ ብንችል ሀብል በተለያየ ዲዛይን ሊሰራ ይችላል ።ከብር ፣ከወርቅ፣ ከነሀስ ሊሰራ ይችላል ።እናንተ የምታውቋቸውን ጌጣጌጦች ዝርዝር?

የተለያዩ ዓይነት የእፅዋት አይነቶች አሉ። ከነሱም መካከል አበባን መውሰድ እንችላለን። አበባ አካባቢያችንን ፣የሰፈራችንን፣ ቤታችንን የምናስውብበት የዕፀዋት አይነት ነው። እናንተ እስኪ ከምታውቋቸው የእፅዋት አይነቶች መካከል ጥቂቶቹን ጥቀሱ።

ይህ በምስሉ ላይ የምንመለከተው በአማራ ሚዲያ ኮርፖሬሽን ላይ የቀረበ ዜና ነው ። እንደምንመለከተው የህክምና ቁሳቁሶች ድጋፍን ነው ሚያመለክተው ይህ ድጋፍ መደረጉ ደግሞ ጤናን ለማኅበረሰቡ የሚፈጥር መጨነቅን የሚያስወግድ ነው ።

የተለያዩ አይነት ባንዲራዎችና መለያዎች አሉ ከነዚህም መካከል የሀገራችንን ብንመለከት አረንጓዴ ፣ቢጫ፣ ቀይ የያዙ ቀለማቶችን የያዘ አርማ ወይም መለያ አላት ።እስኪ እናንተ ደግሞ የሌሎች ሃገራቶችን አርማ ወይም መለያ ነገሩኝ ?

ይህ በምስሉ ላይ የምንመለከታቸው ባህላዊ የሆኑ የሙዚቃ ክሊፖችን ነው እንደምናያቸው ሰብሰብ ብለው የተለያዩ መሰንቆዎችን በመምታት የሙዚቃ ቪዲዮዎችን እየሰሩ እና ይሄ ደግሞ ባህልን የሚያስተዋውቅ ነው ደስታን ፍቅርን የሚስተዋውቅ ነው።

ግብርና የኢትዮጵያ የጀርባ አጥንት የሆነ የስራ ዘርፍ ነው ።ከሰባ አምስት ፐርሰንት በላይ የሚሆነው የኢትዮጵያ ማህበረሰብ በግብርና የሚተዳደር ነው ።የተለያዩ እፅዋቶችን በማሳደግ ሊሆን ይችላል ።እስኪ እናንተ ከምታውቋቸው የግብርና ውጤቶች መካከል ጥቂቶቹን ዘርዝሩ?

ኢትዮጵያ ዉስጥ የተለያዩ አይነት መሪዎች ታዋቂ መሪዎች አሉ። ከእነዚያ መካከል አፄ ሚኒሊክን ብንወስድ በጣም ለኢትዮጵያ አንድነት ብዙ ነገሮችን የከፈሉ ናቸዉ። በአድዋ ድል እንደምናዉቀዉ ብዙ መስዋዕትን የከፈሉ ናቸዉ። እናተ ከምታዉቋቸዉ መሪዎች መካከል የተወሰኑትን ጥቀሱ?

እነዚህ በምስሉ ላይ የምንመልከተው ከከተማው ወጣ ያሉ መናፈሻዎች ናቸው። እንደምንመለክተው ደስታን የሚሰጡ መንፈስን የሚያድሱ ናቸው። መደነቅን የሚፈጥር ፣ ግርምትን የሚፈጥር ነው። እና ለሰወች ደስታን የሚፈጥሩ ቦታዎች ናቸው።

ይሄ በምስሉ ላይ የምንመለከታቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት የሚወጣበት ስነ ስርአት ነው። እንደምንመለከተው ቀሳውስቱ ምዕመናኑ ሰብሰብ ብለው ታቦታቱን አጅበው እያከበሩ ነው። ይህ ደግሞ ለጎብኝዎች ትልቅ ደስታን ይፈጥራል።

የተለያዩ አይነት የቤት ዕቃዎች አሉ ከነዚህም መካከል የምግብ ጠረጴዛን መውሰድ እንችላለን:: የምግብ ጠረጴዛ የእንጨት ሥራ ዉጤት ነው:: ቤተሰብ ሰብሰብ ብሎ ማዕድ የሚቋደስበት ነው:: እናንተ ከምታውቋቸው የቤት እቃዎች መካከል እስኪ ጥቂቶቹን ጥቀሱ::

በተለያዩ ቦታዎች ሊሆን ይችላል ፤ የሰርግ የልደት ፕሮግራሞችን ሊሆን ይችላል ፣ አበቦችን በመጠቀም ማስኬድ ይችላል። የተለያዩ ቦታዎችን አበባዎችን በመጠቀምና እናስጌጣለን። እናንተ ምን ምን በመጠቀምም የልደት ፕሮግራሞችን ወይም የሰርግ ፕሮግራሞችን ሊሆን ይችላል ምንም በመጠቀም ነው የምታስጌጡጥ ።

ይህ በምስሉ ላይ የምንመልከተው የተላያዩ የማስጌጫና ማስዋቢያ ነው። ለሰረግ ለልደት የሚያገለገል ሲያዩት ደስ የሚል ቦታ ነው።

እነዚህ በምስሉ ላይ የምንመለከታቸው የሀበሻ ልብስ መሸጫ ሱቆች ናቸው። አይነታቸውንም ስንመልከት አግራሞትን የሚጭሩ ናቸው። አይኖቶች በጣም አግራሞትን የሚጭሩ እና ደስታን የሚያፈልቁ ናቸው።

ግብርና የኢትዮጵያ የጀርባ አጥንት የሆነ ስራ ነው ።አብዛኛው የኢትዮጵያ ማህበረሰብ የሚጠቀመው የስራ ዘርፍ ነው ።እስኪ እናንተ የግብርና ውጤት የሆኑ ሰብሎችን ንገሩኝ?

የተለያዩ አይነት የፍራፍሬ አይነቶች አሉ። ከነዚህም ከእነዚህም መካከል ማንጎን ብንወስድ ማንጎ የተለያዩ ጠቀሜታዎችን የሚሰጥ የፍራፍሬ አይነት ነው። በጁስ መልክ መጠቀም የምንችለው ነው። እስኪ እናንተ ከምታውቋቸው የፍራፍሬ አይነቶች መካከል የተወሰኑትን ዝርዝሩ።

እነዚህ በምስሉ ላይ የምንመለክታቸው ልጆች የሀገር ባህል ልብስ ለብሰው ፎቶ እየተነሱ ነው። እንደምንመለክተው ሰብሰብ ብለው የጸጉር አሰራራችውም አለባበሳቸውም ባህላዊ በሆነ መልኩ ነው። ይህ ደግሞ ለሌሎች ሰዎች አድናቆትና አግራሞት የሚፈጥር ነው።

እነዚህ በምስሉ ላይ የምንመለከታቸው የገበያ ስርአት ውስጥ ነው እንደምንመለከተው የተለያዩ የሚያምሩ ጌጦች የተሰሩ ጌጦችን ለመሸጥ የቀረበ ቦታ ላይ ገዥና ሻጮች እየተለዋወጡ ነው። የነዚህ ጌጦች አሰራር ደግሞ በጣም የሚያስደንቅ እና የሚያስገርም ነው።

ይህ በምስሉ ላይ የምንመለከተው የጥምቀት በአል አከባበር ነው። በምስሉ ላይ እንደምንመለክተው የኢየሱስ ክርስቶስ ዉሃውን ሲያጠምቀው ያለ ምስል አለ። እና ይህ በእምነቱ ተከታዮች እና በጎብኝወች አድናቆት እና ደስታን የሚጭር ነው።

ኢትዮጵያ ውስጥ የተለያዩ ባህላዊ የሆኑ ምግቦች አሉ ። ከነሱ መካከል ዶሮ ወጥን ክትፎን መውሰድ እንችላለን ቆጮን መውሰድ እንችላለን እነዚህ በኢትዮጵያ ውስጥ ታዋቂ የሆኑ ባህላዊ ምግቦች ናቸው ።እናንተ ከምታውቋቸው ምግቦች መካከል እስኪ ጥቂቶችን ከእነ ማብራርየው ስጡ ።

ኢትዮጵያ ውስጥ የተለያዩ አይነት ባህላዊ ምግቦች አሉ። ከነሱም ውስጥ ዶሮ፣ ቁርጥና ቆጮን መውሰድ እንችላለን ።ሌሎች ባህላዊ ምግቦችን ጥቀሱ?

ይች የምታዩአት የተለያየ ቡና ለሰዎች እያቀረበች ነው እንደምንመለከተው ቡናዎችን ለሰዎች በመስጠት ተገልጋዮችን የምታገለግል ናት። ይና ይሄ የስራ ውጤቷ ደግሞ መደነቅና ማበረታታት የሚመለከት ነው።

ይህ በምስሉ የምንመለከተው የማስጌጫና የማስዋቢያ ስራ ነው። እንደምንመለከተው ለተለያየ ለሰርግ ሊሆን ይችላል ለሽምግልና ለተለያዩ ፕሮግራሞች በጣም ደስታን የሚፈጥር አሰራሩ ደግሞ አግራሞትን የሚፈጥር ይስራ ነው።

እነዚህ በምስሉ ላይ የምንመለከታቸው የኦርቶዶክስ እምነት አማኞች የሀይማኖት አስተምሮ ነው። እነዚህ የሃይማኖት አባቶች ስለ ፍቅር ስለ ደስታስለ ሀዘን ስለተለያዩ ነገሮች የሚያስተምሩት ነው ማለት ነው።

የተለያዩ አይነት ማሸኖች አሉ። የሰው ልጅ ጊዜ የሚቆጥቡ ለምሳሌ የልብስ ማሸነፍ መውሰድ እንችላለን። የሰው ልጅን ጊዜና ጉልበት የሚቆጥብ የማሽን አይነት ነው ሲናገር ከምታውቋቸው ማሽኖች መካከል ስራ

ይሄ በምስሉ ላይ የምንመለከተዉ ዋልያ ይባላል። በኢትዮጵያ ዉስጥ የሚገኝ ብርቅየ እንስሳ ነዉ። እና ይህ እንስሳ በኢትዮጵያ ዉስጥ ብቻ መገኘቱ በሌሎች አገራት ላይ መገረምን እና መደነቅን የሚፈጥር ነዉ።

እነዚህ በምስሉ ላይ የምንመለከታቸው ባህላዊ የጭፈራ ቤቶች ናቸው። እንደምንመለከተው ታዳሚዎች የባህላዊ ጭፈራውን እየተመለከቱ ነው። ከውጭ ለመጡ ታዳሚዎች ደግሞ መደነቅን የሚፈጠር ነው ፤ ለሌሎች ደግሞ መደሰትን ይፈጥራል።

የተለያዩ አይነት የሙዚቃ መሳሪያዎች አሉ። ከእነሱም መካከል ዋሽንትን መዉሰድ ብንችል ዋሽንት የትንፋሽ የሙዚቃ መሳሪያ ነዉ። እስኪ እናተ ከምታዉቋቸዉ የሙዚቃ መሳሪያዎች መካከል እስኪ ጥቂቶችን ዘርዝሩ?

ከሀይማኖት መካከል የእስልምና ሀይማኖትን ብንወስድ መስራቹ ነቢዩ መሀመድ ይባላል። የእስልምና ሀይማኖት የመሰረተው ማለት ነው። እናንተ ከምታውቋቸው የህይማኖት አይነቶች ውስጥ እስኪ ጥቂቶቹን ዘርዝሩ።

የተለያዩ አይነት የሙዚቃ መሳሪያዎች አሉ እነዚህም ከነዚህም መካከል ዋሽንትን ማሰብ እንችላለን ዋሽንት የትንፋሽ ባህላዊ የሙዚቃ መሣሪያ ነው እናንተ ከምታውቋቸው የሙዚቃ መሳሪያዎች መካከል ጥቂቶችን ጥቀስ?

ከዱር እንሰሳቶች መካከል አንዱን አንበሳን መውሰድ እንችላለን። አንበሳ በዱር ውስጥ የሚኖር እንሰሳ ነው ። እና የእንሰሳዎች ሁሉ የበላይ የሆነ፣ ንጉስ የሆነ ተወዳጅ እንሰሳ ነው። እናንተ የምታቋቸውን የዱር እንሰሳቶች እስኪ ጥቀሱ።

የተለያዩ የቤት እቃዎች አሉ ከነሱ መካከል ቁምሳጥንን መውሰድ እንችላለን። ልብሶቻችንን አጣጥፈን የምንከትበት የእንጨት ስራ ዉጤት ነው እና እናንተ ከምታውቋቸው የቤት እቃዎች ዉስጥ እስኪ ጥቂቲቹን ዘርዝሩ።

አርማው የአንድ ነገር መለያ የሆነ ነገር ነው። ለምሳሌ የኢትዮጵያን ሰንደቅ አላማ ብንመለከት አረንጓዴ ቢጫ ቀይ ቀለማቶችን የያዘ ነው። ይህ ደግሞ መለያ ነው ማለት ነው። እስኪ እናተ የምታውቋቸውን አርማዎች ጥቀሱ።

ከተለያዩ የህግ አስከባሪዎች መካከል ፖሊስን ብንወስድ የተለያዩ ደንብ ሲጣስ ሊሆን ይችላል ወንጀሎች ሲፈፀሙ ሊሆን ይችላል ፀጥታን ለማስከበር የሚሰራ የህግ አስከባሪ ነው። እስኪ እናተ ከምታውቋቸው የህግ አስከባሪዎች መካከል ጥቀሱ።

ሀገራችን ኢትዮጵያ የተለያዩ አይነት ታሪክ መልከአምድር ያላት ሀገር ነች። የተለያዩ ከጣልያን ጀምሮ ድል ከማድረግ ጀምሮ አኩሪ ታሪክ ያላት አገር ናት። መልከአምድር ተፈጥሮዋ የሚማርክ የሚስብና በጣም ብዙ ነገሮችን ለማድረግ የምትመች ሀገር ናት።

ዜና የምንለው በተለያዩ ሚዲያዎች ውስጥ የተለያዩ መረጃዎችን ለማሰራጨት ወይም ለማ ህበረሰቡ ለማህበረሰቡ ለማሳወቅ የምንጠቀምበት ነው። የተለያዩ የሚዲያ አማራጮች አሉ የናተ የሚዲያ ምርጫ የትኛው ነው?

የተለያዩ አይነት የህግ አስከባሪ አካላቶች አሉ። ከእነሱ መካከል ፖሊስን ብንወስድ ፖሊስ የአካባቢያችንን ፀጥታና ደኅንነት በማስጠበቅ ደረጃ ከፍተኛ ተፅዕኖ ያለዉ የህግ አስከባሪ አካል ነዉ። እናተ ሌሎች የህግ አስከባሪ አካላቶችን ዘርዝሩ?

ከዱር እንስሳቶች መካከል አንበሳን ብንወስድ አንበሳ የጫካውን ንጉሥ የሚባል እንስሳ ነው። በተለያዩ መናፈሻዎች ውስጥም ለጎብኚዎች ጥሩ የሚባል ገቢ የሚያስገኝ ነው። እናንተ የማታውቋቸውን የዱር እስሳዎችን ጥቀሱ።